ኩል ከመዋቢያ ቁሳቁሶች ወይም የውበት መጠን መጠበቂያዎች ውስጥ አንዱ ነው ይህም ለመዋቢያነት የሚያገለግለን በዓይናችን ላይ በመቀባት የምናደርገው መሣሪያ ነው ኩልን በቀላሉ ማግኘት የምንችለው መሣሪያ ነው ዋጋው ከሌላው አንጻር ሲታይ ርካሽ ነው።

ሳይክል ቀላል የሆነች ባለ ሁለት እግር ተሽከርካሪ ስትሆን በሰው ኃይል የምትሄድ በጣም ፈጣን የሆነች ተሽከርካሪ ነች የሰው ኃይል የምትጠይቅ ሲሆን ለመጓጓዣነቷ ወሳኝ ነው።

የመንስ ጠላ ስብ ተይናል ደስ የማይል ይማይክርም ይህ ሀግራችን ባህልባ የጠበቁ መልኩ የተሰሩ ለተሴቶች ከአንድሆንድ ጋር ቢህም ሀገራችን ስሜጋያል ጠበቀ ሰሆነ አፀያፊ ምስያ የሚጠጫለነ

የመርካቶ ከንግድ ቦታዎች ውስጥ ቦታ ነው በጣም ትልቁ ገበያ ይታወቃል በአፍሪካ ትልቅ ከሚባሉ ገበያዎች ውስጥ አንዱ ነው

ፌስቡክ ከማህበራዊ ሚዲያዎች ውስጥ አንዱ ሲሆን፤ ይህም ሚዲያ ሰዎች ጉርብትናቸውን እንዳካሄዱ የሚረዳን ነው ይህም በሀግራችን በኢትዮጵያ በሌሎች ሃገራት የተከበረ የማህበራዊ ሚዲያ ነው።

የካቶሊክ ወይም ተሳቢ ትልቅ የተሽከርካሪ ሲሆን ይህ አገራት ተሽከርካሪ የተለያዩ ደረቅ ጭነቶችን ለመጓጓዝ የሚል ሲሆን በጎረቤት አገራት የሄደ እንዲሁም በአገር ውስጥ ያሉት የሚሸከም ተሽከርካሪ ነው።

በፋብሪካው ላይ የሚገኘ ማሽኖች በቀላሉ መኪማዎችን ለመቅጣጠም የመነጠቀንባቸው ማሽኖች ናቸው። እኒህ ማሽኖችን መኪናን ያለሰው ውልበት በቀላሉ በፍጥነት እንዲሁን በጥራት ለማመረት የሚያስችሉን መሳሪዎች ናቸው።

ስፖርት ስፖርት የሳይክል ውድድር ስፖርት በጣም ተወዳጅ የሆነ ስፖርት ነው። ይህም ብስክሌት የሚነዱ ሰዎች በማይመች መንገድ ላይ መንዳት የአንድን ዳገት ፣ቁልቁለት ካለፉ የሚሸለሙበት የውድድር አይነት ነው።

ደስ የማይል የምግብ አቀራረብ ስልት ይታየናል። በውስጡም ብዙ ነገሮችን የያዝ እና ለጤናም ቢሆን በደንብ የማይስማማ ምግብ ዓይነት ደስ በማይል መልኩ ተቀርቦ እንመለከተዋለን።

በኢትዮጵያ የሚገኘው አዋሽ ባንክ በአሁኑ ጊዜ በጣም ተወዳጅነትን እያገኘ የመጣ ባንክ ነዉ። ይህም ባንክ ብድሮችን በማበደር ይታወቃል

በአገራችን ሰማንያ የምርሰንት የሚሆነው ኢኮኖሚ የት ሚሸፈነው በግብርና ነው። በአሁኑ ሰዓት በጣም የምንጠቀምበትም ያለ ግብርና በአሁኑ ሰዓት ይወት የለም ምክንያቱም የሀገራችን 80% የሚሆነው የተሸፈነው በግብርና ነው።

የኤሌክትሮኒክስ እቃዎች በቀላሉ ለነገሮችን ለመስራት ያገረግድናል። ኤርፖድም ያለ ገመድ ከዞሮችን መሰካት ለማዳመጥ ሙዚቃዎችን ለማዳመጥ የሚያገለግል ነው።

አማራ አብን የአማራ ብሔራዊ ክልላዊ ንቅናቄ ፓርቲ የመሰረተው የፓርቲ እንደሚታወቀው ለአማራ ዝብ መቆም ይታወቅ ፓርቲ በ ተወካዮች ምክር ቤት እንዳገኙ ይታወቃል።

ሙዝ ከፍራፍሪ አይነቶች ውስጥ አንዲሲሆን ይህም ለሰውልጆች ጤና በጣም ጠቃሚ የሆነ ነግድ ነው፡፡ ሙዝም በአውዛኛው በአርባ ምንጭ አካባቢ የሚመረት እፅዋዋት ነው ይህ ፍራፍሬም ለጤናችን በጣም ጠቀሜታ አለው፡፡

ይህ ላጲስ በበባል ይጠራል በእርሳስ የተጻፉ ነገሮችን ለማጥፋት የሚነጠቅምበት ድስሴ ሚል እና አርፍ የሆነ ለመጽሐፍት አገልግሎት የሚያስጥ የሚንጠቅምበት ዕቃ ነው ላጲስ በበባር የሚይጠደራል በእርሳስ ለሚጽፉ ሰዎጅም ጠቃሚ የሆነ እቃ ነው

ስደት አንድ ሰው የተሻለ ኑሮ ፍለጋ ከአንድ ቦታ ወደ ሌላ ቦታ የሚያካሄደው ፍልሰት ነው ስደትም ጎጂን ጠቀሜታም አለው በመንገድ ላይ ብዙ የሆኑ ጉዳቶች ሲደርሱ ይታያል በውሃ ውስጥ ይሰምጣሉ የተለያዩ ነገሮችን ጉዳት ይደርስባቸዋል።

በጣም የሚያምር ቤት ይህም ከሚገርም ዕቃዎች ጋር የተሠራ ነው በጣም ውብ እና ማራኪ ገጽታም አለው ፖወስጡም ብዙ ነገሮች ያሉትና ልሰውልጆች ተስማምቶ ለመኖር የሚያስችል ውድ የሆነ ቤት ነው

ጌጥአ ጌጦች በጣም ውድ ናቸው። ይህም በአንገት ላይ የሚሆኑ የወርቅ አህሎች የጃብሎች ሊሆኑ ይችላሉ። እንዲህ በዋጋቸው የሚገብዱ እንደ የግራማቸውም የሚለዩ ናቸው ኒም በቀላሉም ላናገኛቸው እንችላለን።

ፕሮፌሰር ብርሃኑ ነጋር ፓውኑ ሰዓት የኢዜዬማ ፓርቲ መሪ ናቸው። እኔ የፖለቲከኛ ሰውም የትመዝንስትየር በመሆንም ኢቶዮፒያን እያገለገሉ ይገኛሉ። ፖለቲካም በፖለቲካ ውስጥም የኢትዮጵያ ዝጎች ናዕባራው ተ ፓርቲ መችራስ ናቸው።

ግብርና ኢትዮጵያ በግብርና ሥራ የምትጣወቅ ሀገር ናት። ግብርና በሀገራችን 80% የሚሆነውን ኢኮኖሚ ትሸፍኖ የሚገኝ ነው። በግብርና አብዛኛው የኢትዮጵያ ማሕበረሰብ የሚተዳደርበት ነው።

ጤናዳም ከእጸዋት ዓይነቶች ውስጥ አንዱ ነው ይህም እጸዋት ለጤናችንም በጣም ጠቃሚ ነው ለጉድፋን እንዲሁም ለተለያዩ በሽታዎች ለመዳህኔትነትም እንጠቅነደታለም ይህም ለምለንድነት የሚ ያገለግለን በቃ ጤናዳምበንቧል ይጠራል

አንድ ቤተሰብ ውስጥ ብዙ ዓይነሰው ሊክን ይችላል እኔ ሰዎችም ቤተሰብ በመግባል ይጠራሉ በአንድ ቤተሰብ አባት እናት ልጅ እህት የተለያዩ ነገሮች ሊኖሩ ይችላሉ ቤተሰቦች የተጠራቅመው መህበረሰብ ይባላሉ

ማይክሮዌ ቤት ሰኞ ማሺን ነግሮችን አኤም እንደጠቀመበት ነው የህሻ ዳንድ ጠቃም የጠቀንታ ያለው ማሽኖ ብዙን ያደለጥ ነገር ግዳን ጠቃ የሆንን እየመገደገ አጥሳውስ ነው፡፡